ይሄ ምናየው ቆስጣና እንደምንመለከተው የተወሰነ ተባይ ጎርቶታል ቆስጣውን ወይ ከጎመንና ከቆስጣ ነው እንደምናየው ከሆነ።

እኒህ የምናያቸው አባት እንግዲህ የምስክር ወረቀት ይዘዋል እያስተማሩ ያሉ ይመስላሉ የምስክር ወረቀት ይዘዋል።

ይህ ደግሞ ከዝንጅብል የሚዘጋጅ ሻይ ሲሆን ቀሽር በመባል ይታወቃል ጉንፋን ለያዘው ሰው የመከላከል አቅም ይፈጥርልናል ተብሎ ይታሰባል።

ይሄ የሚያምር ምስል ጠዋት ላይ ፀሀይ ስትወጣ ይታያል። የሚያምር ምስል ነው ደስ የሚል ስሜት ይሰጣል።

ይሄ የአዲስ አመት እለት የተዘጋጀ የበዓል መሰተንግዶ የእንግዶች መቀበያ ክፍል ይመስላል እንቁጣጣሽ ይታያል።

ይሄ ምንመለከተው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አርማው ወይም መለያው ነው። የኢትዮጵያ ማህበረሰብ ጤና ኢንስቲትዩት አርማ ነው ይህ እንደምናየው።

እዚህ የምናየው ምስል ጢስ አባይ ፏፏቴ አካባቢ የተቀረጸ ምስል ነው እየታየ ነው ማለት ነው እዛ አካባቢ የተቀረፀ የሙዚቃ እንዲሁም ምስል ነው።

የላሊበላ ውቅር አብያተ ክርስቲያናት ሲሆን የምንመለከተው ካህኑ በበር በኩል ይወጣሉ ከላይ ያለው ተራራ ነው ጉዳት ደርሶበታል።

እነዚህ የምናያቸው ልጃገረዶች ችግኝ ከማፍያ ቦታው ወደ መትከያ ቦታው እየወሰዱ የሚገኙ ልጆች ናቸው።

እነዚህ ይምናያቸው መዋቢያዎች እንግዲህ ሱፐር ማርኬት ላይ ተደድረው ነው የሱፐር ማርኬት ላይ ሂደን አንስተን ለበኋላ እንከፍላቸዋለን። ለቆዳ ሚሆኑ ቅባቶች ናቸው።

ይህ የምንመለከተው ጣፋጭ ዳቦ ነው እንግዲህ ጣፋጭ ዳቦ እያየን ነው። በባኒ መልክ ተዘጋጅቶ ጣፋጭ ደቦ እያየን ነው።

ይህ የምናየው ደሞ የድሮ ይም አሮየው የአበድ እንዲህ ነው ከዛበርቀት የሰማዓታት ሐውልት የአማራ ዝክረ ሰማታት ሃውን ውቆም ወንፀው ይታያል፡፡